በሀገራችን ውስጥ በጣም ብዙ ሀይማኖቶች በአንድነት በፍቅር ሁነው የሚኖሩባት ሀገር ናት ። ከእነዚህም ውስጥ የካቶሊክ እምነት ወይም ሀይማኖትን ብንወስድ የካቶሊክ ሀይማኖት ከተመሰረተ ስንት አመት ሆነው?

አዲስ አበባ ውስጥ በጣም ብዙ መዝናኛዎችና መናፈሻዎች በቅርቡ ተገንብተዋል። ከእነዚህ መናፈሻዎች እና መዝናኛዎች ውስጥ አንድነት ፓርክ አንዱን ነው። አንድነት ፓርክ በስንት ዓመተ ምህረት ነበር የተጀመረው?

በኢትዮጵያ ዩኒቨርስቲዎች ውስጥ በጣም ብዙ ዘርፈ ብዙ የትምህርት አይነቶች ይሰጣሉ ።ከነዚህም ውስጥ ሜዲስን ትምህርትን ብንወስድ አንድ ተማሪ የሜዲስን ትምህርትን ለመጨረስ ስንት አመት ይፈጅበታል።

ባህር ዳር ውስጥ በጣም ብዙ መናፈሻዎች አሉ። እነዚህም ውስጥ ጣይቱ መናፈሻ አንዷ ናት። ይህች ጣና ላይ የምትገኝ መናፈሻ ከተገነባች ስንት አመት ሆኗታል?

ባህርዳር ውስጥ ብዙ ምግብ ቤቶች አሉ። ከእነዚህም ውስጥ ዩኒሰን ሆቴል በመባል የሚታወቀው አንዱ ነው ።ይህ ሆቴል ባለቤቱ ማን ይባላል?

በአሁኑ ሰዓት በጣም ብዙ ድርጅቶች የራሳቸው የሆነ መለያ አርማዎች አላቸው። ከነዚህ መሀል የአማራ ባንክን መለያ አርማ ብንወስድ በአማራ ባንክ መለያው አርማ ላይ የምትገኘው ፊደል የትኛዋ ናት? ቀለሟስ ምን አይነት ነው?

በአሁን ሰዓት ብዙ ማሽኖች ይገኛሉ። ከእነዚህም ውስጥ የቁፋሮ ስራዎችን የሚሰሩ ማሸኖች አሉ ።ከእነዚህም ውስጥ እስካባተርን ብንወስድ እስካባተር ስንት ብር ይሸጣል?

ከኢትዮጵያ ዩኒቨርስቲዎች መካከል አንዱ የባህር ዳር ዩኒቨርሲቲ አንዱ ነው። ለመሆኑ የባህር ዳር ዩኒቨርስቲ መለያ አርማ ላይ ምንምን ምስሎች ይታያሉ?